ይህ የህክምና መሳሪያ ማይክሮስኮፕ ሲሆን፤ የተለያዩ የላቦራቶሪ ውጤቶችን ማለትም የሺንት፣ የሰገራና የደም ውጤቶችን ለማየት የሚያገለግል የህክምና መሳሪያ ነው።

ይህ አንድ ተጠርጣሪ ወንጀለኛ የሚታሰርበት ካቴና ሲሆን ሌላኛው ደግሞ በወንጀል የተጠረጠረም ይሁን በህግ ጥላ ስር የሆነ፤ ፍርድቤት ቀርቦ ፍርድ ካለቀ በኋላ ዳኞች የሚያሰሙበት መዶሻ ወይም ድምፅ መስጫ ነው።

ይህ የመኪና መሸጫ ስፍራ ሲሆን የተለያዩ መኪናዎችን እና ሞዴል ያላቸው መኪናዎችን የመሸጫ ቦታ ነው። ይሄም የመሸጫ ቦታ ስሙ ሰላም የመኪና መሸጫ ይባላል ።

ይህ የስጋ መከፋፈል ባህል ሲሆን ስሙን ቅርጫ በማለት እንጠራዋለን። ብሬውን አርደው እኩል በሚፈለገው መልኩ ተከፋፍሎ የተቀመጠ ቅርጫ ነው።

የጥፍር መዋቢያ ሲሆን ስሙ ጥፍር ቀለም በመባል እንጠራዋለን የተለያዩ ቀለሞች ያሉት ሲሆን ጥፍርን ለማሳመርና ለማስዋ ያገለግላል።

የተለያዩ እህሎችን ተጠቅመን የምንሰራዉ መጠጥ ነው፤ የመጠጥ ስሙም ጠላ በመባል ይታወቃል፤ ብዙዉን ጊዜ በገጠራማ ሰርጎች ላይ እና ዝግጅቶች ላይ ሲጠቀሙት እና ሲጠጡት ይታያል።

ይህ የዝንጂብል ሻይ ብለን የምንጠራዉ ሲሆን ፤ ከሎሚ፣ ከማር እና ከዝንጂብል የሚዘጋጅ ነው ፤ ብዙ ጊዜ ስብን ለማቅለጥ ይረዳል ይባላል ፤ እንዲሁም ለቦርጭ ማጥፊያም ይጠቀሙታል፡፡

ይህ የ ህጻናት የጽጉር አያያዝ አይነት ሲሆን ፤ ህጻንዋ ቁጥርጥር በሚለው የጸጉር አይነት ተሰርታ በተለያዩ ዶቃዎችህ አሲዛ ይታየናል፡፡

ይህ ታሽጎ የሚሸጥ ንጹህ የመጠጥ ውሃ ሲሆን ይህ መጠጥ ስሙን የስ ዉሃ በማለት እንጠራዋለን። በሱቆች እና በሱፐርምማርኬቶች ለሽያጭ ቀርብዋል።

ይህ የትንፋሽ መሳሪያ ዋሽንት በመባል ይታወቃል። አብዛኛውን ጊዜ እረኞች ከብቶችን ፣ በጎችን፣ ፍየሎችን ሲጠብቁ በዚ የትንፋሽ መሳሪያ ይዝናናሉ።

ይህ የኢትዮጵያ የባህል ሙዚቃ ተወዛዋዥ ወይም ዘፋኞች ሲሆኑ ኢትዮጵያን የሚገልጽ አረንጓዴ፣ ቢጫ፣ ቀይ ለብሰው እንዲሁም ማሲቅቸውን ይዘው በመዝፈን ላይ ያሉ ሰዎችን የሚያሳይ ምስል ነው ።

በተለያዩ ቀለማት ተዘጋጅተው የቀረቡ የቆርቆሮ ቀለም ናቸው ። አገልግሎታቸውም ለቤት ወይም ለግድግዳ የሚሆኑ ለሽያጭ የቀረቡ ቀለሞች

ለአስፓልት ስራ ታርሶ የተደለደለ መሬት እና እንዲሁም ለዲሽ ቦይ ማስወገጃ የሚውል ቱቦ ለመቅበር የተዘጋጀ የመንገድ ስራ ነው።

ይህ የሚያሳየን በኢዮጵያ ፕሪሜርሊግ ዉስጥ እየተሳተፈ የሚገኘዉ የባህርዳር ከነማ ወይም ባህርዳር ጣና ሞገዱን ወክሎ እየተሳተፈ የሚገኘዉ ቡድን ነዉ።

ይህ የአትክልት አይነት የቃሪያ አይነት ሲሆን ሚጥሚጣ ተብሎ ይጠራል። ሚጥሚጣ ለምግብነት ያገለግለናል። በደረቁም ተፈጭቶ ለማባያ ይሆናል። ይሄኛው ግን እጥቡ ተሰብስቦ የሚታይ ነው።

የኢትዮጵያን ሰንደቅ አልማ እና ስም ከፍ አድርጋ ያስጠራች ድንቅዬ የረጅም ርቀት ሯጭ መሰረት ደፋር ስትሆን በሩጫ መጨረሻ ላይ ባንዲራዋን ይዛ ደስታዋን በመግለጽ ላይ እያለጭ

ይህ እጽዋር እንሶስላ በመባል ይታወቃል። እንድገቱም ልክ እንደድንች እና እንደ ካሮት ተቆፍሮ የሚወጣ ነው። አብዛኛው የኢትዮጵያ ሲቶች እጃችውን ለማስዋብ ይጠቀሙበታል።

የኮምፒዩተር ጌም በመጫወት ላይ ያሉ ህጻናቶች ናቸው። ይህም የሆነው ልክ እንደ ግብይት ማለትም አስጠቀሚና ተጠቃሚዎች አሉ ።የሚከፍሉት ገንዘብ አለ። ያንን በመክፈል የሚጫወቱበት ቦታ ነው።

ይህ ህንጻ የጋራ መኖሪያ ቤት ሲሆን በተለያዩ የመኝታ ክላሶች ባለአንድ፣ ባለሁለት፣ ባለሶስት የመኝታ ካልሶች እና እንዲሁም በካሬ ተከፍሎ የጋራ የሆነ የመኖሪያ ህንጻ ነው።

በአገው ብሔረሰብ በተለያዩ ፕሮግራሞች ላይ የሚለበስ ጌጣጌጥ እና አልባሳት ሲሆን ጥላው ከጥራር የተሰራ እንድሁም አንገት ላይ የአንገት ጌጦች ከብር ከመዳብ የሚሰሩ ያጌጠች ሴት ነች።

እነዚህ ውብና ማራኪ የሆኑ ወፎች በውሃ ውስጥ የሚኖሩ ሲሆኑ ምግባቸውንም ከአሳና አሳ መሰል ነገሮችን በመመገብ ይኖራሉ።

ይህ ፈረስ ይባላል። ለተለያዩ ስራዎች ሲጠቀሙበት ይስተዋላል። ለምሳሌ ለመጓጓዣ፣ ለእቃም ለሰዎም መጓጓዣ ይውላል። ወይም ደግሞ ለማረስ ያገላግላል።

ይህ ከሸማ የሚሠራ ወይም ከጥጥ የተሰራ ባህላዊ አልባሳት ሲሆን ሰዎች በተሰበሰቡበት ይህን ባህላዊ አልባሳት በማሳየት ላይ ያለች ሴት ነች።

ይህ የቴሌቪዥን ማስቀመጫ ጠረንጴዛ ሲሆን ሶስት ደረጃ አለው። የሚስራውም ከብረት እና ከመስታዎት ነው። እዛ ላይም በስዕሎች ፕሪንት የተደረገ ነው።

ገንፎ ብለን የምንጠራው የምግብ ሲሆን ይህ ከገብስና ከተለያዩ እህሎች ይሰራል። በቅቤና በበርበሬ መባያ እንድሁም እርጎ መባያ የቀረበ ምግብ ነው።

የህግ አስከባሪውች ስልጠና የሚወስዱባቸው የተለያዩ ቁሳቁሶች ናቸው። የመሣሪያ አይነቶች እንዲሁም የምግብና የአልባሳት አይነቶች የተለያዩ ህግ ማስከበር የሚወሉ ቁሳቁሶች ናቸው።

ይህ የመፅሐፍ ሽፋን ሲሆን ደራሲ በአሉ ግርማ ከአድማስ ባሻገር ከሚለው መፅሐፉ ላይ የተጠቀመው የፊትለፊት ሽፋን ነው።

ለመዝናናትም ይሁን ለስራ ከተማ ወጣ ያለ ቦታ ስንሄድ የምንጠቀመ አነስ ያለ ድንኳን ላይ በመዝናናት ላይ ያለ ሰው ነው።

የንጽሕና መጠበቂያ ፈሳሽ ሳሙና ሲሆን የሳሙናው ስም ድሮ በማለት ይታወቃል። ሳሙናውንም በተሐያዩ ሱፐር ማርኬቶች እናገኘዋለን።

ይች አነስ ያለች የዕቃ ማጓጓዝ ስትሆን ስሟንም ባጃጅ በማለት የሚጠራት ከቦታ ቦታ እቃዎችን ቀልል ያሉ እቃዎችን የምታጓጉዝልን የተሽከርካሪ አይነት ነች

ይህ በአብዛኛው በትግራይ አካባቢ የሚከበረው የልጅ አገረዶች በአል ሲሆን ስሙ አሸንዳ ወይም አሸንድየ በማለት ይከበራል። ሴቶችም ይህንን የአሸንድየ በአል ባህላዊ አጨፋፈር በማሳየት ላይ አሉ።

ይህ በዘመናዊ መንገድ የማር ማምረቻ ወይም የንብ ቀፎ ብለን የምንጠራው ተደርድሮ እንድሁም በቆርቆሮ ተሰርቶላቸው ይታያል።

ኢትዮጵያን ባንዲራዋን እና ስሟን በአለም ከፍ ያደረገ የረጅም ርቀት ሯጩ ሻምበል ሻለቃ ሃይለ ገብረስላሴ ሲሆን የተሸለመዉን ሜዳሊያ እና የአገርን ማሊያ ለብሶ

እኒህ አንበሳዎች በአዲስ አበባ አንበሳ ግቢ በመባል ወይም ለጉብኝት ሰዎች መጥተው ለእይታ የሚዝናኑባቸው የሚጎበኛቸው እንስሳዎች ናቸው።

የአማራ ብሔራዊ ንቅናቄ አብን ወክሎ የህዝብ ተወካዮች ምክር ቤት አባል የሆነ ዶክተር ደሳለኝ ጫኔ በፓርላማው ውስጥ ንግግር ላይ እያሉ የተወስደ

ይህ የፉልና ምግብ ሲሆን በአብዛኛው በኢትዮጵያ ወደጉራጌ አካባቢ በብዛት የሚጠቀሙት የምግብ አይነት ነው። የሚሰራውም ከእንሰትና ከቅቤ ነው።

ይህ ባህላዊ የወንዶች አለባበስ ሲሆን የአገው ብሄረሰብ አካባቢ ይዘወተራል ።ይህ አለባበስ ይህም የያዙትም ቅል ወይም ወተት ያንን ባህል በማስተዋወቅ ያለው ወጣት

ምስሉ ላይ የምናየው ከስጋ የተሰራ ጥብስ በመባል የምናውቀው ወጥ እና እንዲሁም እንጀራ በማዕድ ቀርቦ በመጉረስ ወይም በማንሳት ላይ ያለ እጅ!

ይሄ ማረሻ መኪና ሲሆን በአማራ ሚዲያ ኮርፖሬሽን አሲዳማ አፈር በሚል እርዕስ ቀርቦ የነበረ የቴሌቬዥን ዜና ነው።

ይህ የቴሌቪዥን ፣የመፅሐፍ ፣የተለያዩ የዲኮደሮችን ፣ የተለያዩ የመፍቻ ማሽን የምንደረድርበት ከመስታወት እንዲሁም ደግሞ ከብረት የተሰራ ጠረንጴዛ ወይም የቲቪ ማስቀመጫ ነው።

ይህ ሰው በአማራ ክልል ከአንዲት ሰፈር ወይም አንዲት አካባቢ መሪ ወይም አስተዳዳሪ ሲሆኑ በተለየ አኗኗራቸውና ባህላቸው ይታወቃሉ። ስማቸውም ዙምራ ተብሎ ይጠራል።

የኢትዮጵያ ንግድ ባንክ ንብረት አስይዘው ያበደራቸውን ብድራቸውን ሳይከፍሉ ሲቀሩ ንብረታቸውን ለጫራታ ወይም ለሽያጭ ሲያወጣ ያዘጋጀው ማስታወቂያ ነው።

ይህ የምግብ አይነት በርገር ይባላል። ከተለያዩ ግብአቶች የሚሰራ ነው። ከተፈጨ ስጋ ከችዝ ከቲማቲም ከሰላጣ እንዲሁም ከድንች የሚሰራ ነው። ጥሩም ሀይል ሰጭም ምግብ ነው።

የተለያዩ መዋቢያወችን የያዘ ሱቅ ነው። እንደ .. ሳሙና የመሳሰሉትን በአንድ ላይ አካቶ የያዘ ሱቅ ነው። ስንጠራውም ሱፐር ማርኬት ብለን የምንጠራው ሱቅ ነው።

የተለያዩ ዱዛይን ያላቸው ሞሰብ ወርቆችና ሙዳዮች ይታያሉ። ልጅቱም ስፌት በመስፋት ላይ ያለች ናት። የምትሰፋውም በሰበዝ ወይም በግራምጣ ነው።

የባህላዊ አልባሳት ከሆኑት አንዱን የለበሰች ከጥጥ እንድሁም ከክር የተሰራ ልብስ ሲሆን ያንን በማሳየት ላይ ያለች የፋሽን አቅራቢ ነች።

የአገው ማህበረሰብ ባህላዊ አለባበስ እና ባህላዊ እቃዎችን እንድሁም ባህላዊ ጭፈራና ሙዚቃዎችን በማቅረብ ላይ ያሉ።

ይህ አትክልት ዱባ በማለት የምንጠራው ሲሆን ለተለያዩ የምግብ ጥቅሞች ይውላሉ። ለጤና በጣም አስፈላጊና ጠቃሚ የሆነ በውስጡ ይዟል

የማስጌጥ ዘይቤዎች እንደ ጣዕምና እንደ ወቅቱ ፋሽን የሚለያዩ ሲሆን ዘመናዊ፣ ባህላዊና ገጠርን ያካትታሉ።

በብረት ብየዳ ስራ ላይ ተሰማርተው ያሉ ወጣቶች ናቸው። ብረት ለበር፣ ለመስኮትና ለተለያዩ አገልግሎት የሚውለውን የመበየድ ስራ እየሰሩ ያሉ ወጣቶች ናቸው።

በእንጨት የተሰራ ቁም ሳጥን ሲሆን ስምት ተከፋች ያለው ከላይም የአንሶላና የኮፈርት ማስቀመጫዎች ያሉት ከታች እንዲሁ ሶስት መሳቢያዎች ያሉት ቁም ሳጥን ነው።

ይህ አትክልት ቃሪያ በመባል ይታወቃል። በአብዛኛው የኢትዮጵያ ክፍል ለምግብነት ያገለግላል በሸትነቱም ሲደርቅ ደግሞ በበርበሬ በማድረግ የተለያዩ የምግብ አይነቶች ለማዘጋጀት የሚረዳ።

ይህ አዲስ እየተሰራ ያለ መንገድ ሲሆን ግማሹ የአስፓልት ነጠፋ ከሄደበት ሌላኛው ደግሞ በማርከፍከፍ መሬት መደብደብ ያለ መኪና

በግንባታ ጊዜ እንጨቱን ከቆርቆሮ ቆርቆሮውን ከቆርቆሮ ጋራ የሚያይዝልን ወይም የምንመታበት ከብረት የሚሰራ ሚስማር ብለን የምንጠራው ብረት ነው።

ይህ መሳርያ ወረቀቶችን ለማሸግ ወይም ላምኔት ለማድረግ የምንጠቀምበት ሲሆን የተለያዩ ወረቀቶችን በእርጥበት እንዳይበላሹ በላስቲክ አላጥቆ የሚሰራልን የመሳርያ አይነት ነው።

ይህ ከእንጨት የሚሰራ መዶሻ መሰል ሲሆን አገልግሎቱም በፍርድ ቤቶችና በፓርላማዎች ላይ ሀሳባቸውን ወይም ፍርዳቸውን ከመጨረሻ ሲያስቀምጡ ድምፅ የሚያሰሙበት ቁሳቁስ ነው።

ኮቪድ በተፈጠረበት ጊዜ አንድ ሀኪም ሰዎችን ሲያክም የሚለብሰው አለባብስ ነው ።እነሱም ዶክተር እና ፔሸንት ናቸው።

ደራሲ በእውቀቱ ስዩም መጽሐፉን ለንባብ ሲያበቃ ያስቀመጠው የመጽሐፍ ከቨር ወይም የመጽሐፍ ሽፋን ነው።

የውጭ አገር ዜጐች ሰብሰብ ብለው በሀገራችን የሚገኘውን በአማራ ክልል ከባህር ዳር ከተማ በትንሽ ርቀት ላይ የሚገኘውን የጭስ አባይ ፏፏቴን በመጎብኘት ላይ ያሉ ሰዎች ።